ይህ ምስል የሚያሳየን በቆላማ እና በመስኖ ባለባቸዉ አካባቢዎች የሚመረት ዘባር ማሽላ ነዉ። የላይኛዉ የሚታየን አረንጓዴዉ ቅርፊት ነዉ። ፍሬዉን የምናገኘዉ ከዉስጥ ነዉ ከላጥን በኋላ ነዉ። ቅርፊቱን ከላጥን በኋላ

እነዚህ የተለያየ መልክ ያላቸው ማለትም ቀይ ፣ ነጭ እና አሽሬ እየተባሉ የሚጠሩ የበግ ዝርያዎች ሲሆኑ ግማሾች ምግብ እየተመገቡ ነው ፤ ግማሾች ደግሞ ቆመዋል።

ይህ ምስል የሚያሳየን በገጠር አከባቢዎች ላይ አፈሩን ካመሰመሱ እና ካረሱ ቡሃላ ድንች እየተከሉ ነው የሚያሳየን። ትቁር ሱሪ ለብሶ ፤ነጭ ሸሚዝ አድርጓል።

ይህም ምስል የሚያሳየንን በዋግመራ ስብከት አካባቢ የሚኖሩ ሰዎች ናቸው። እንዲሁም የለበሱት ልብስ አረንጓዴ ነው እና ነጫጭ ጫማ አድርገዋል። እንዲሁም ከ ከመሃላቸው ውስጥ ያለው ደግሞ ጅራፍ ይባላል።

ይህ ምስል የሚያሳየን በቆላማ አካባቢዎች እንዲሁም በመስኖ ባላቸዉ አካባቢዎች ነዉ። የሚበቅል የጥራጥሬ ምርት አይነት ሲሆን እንዲሁም ስሙ ሽምብራ ይባላል። ፍሬዉ የሚገኘዉ ከቁርቦዉ ዉስጥ ተፈልፍሎ ነዉ።

ይህ ምስል የሚያሳየን ከስንዴ ዱቄት ወይም ከተለያዩ ዱቄቶች የተዘጋጀ የምግብ አይነት ሲሆን ስሙም ገንፎ ይባላል። እንዲሁም በጣም! የሚያጠግብ የምግብ አይነት ነዉ።

ይህ ምስል የሚያሳየን የገጠር እናቶች ናቸው ::ሦስት የገጠር እናቶች እና በአራት ቢጫ ጎማ እየቀዱ ነው ::ከቧንቧ ዉሃ ነው የሚቀዱትም ስራው ቧንቧው ከስሚቶ ከድንጋይ ነው የሚፈልቀው :: ዉሃ በዙሪያው ድግሞ የተለያዩ እፅዋቶች አሉ ::

ይህ ምስል የሚያሳየን አምስት ግልገሎችን የወለደችን በግ ሲሆን የሶስቶቹ ግልገል ቀለማቸው አሽሬ ሲሆን የሁለቱ ቀይ እንዲሁም የእናቲቱም ቀይ ነው።

ይህ ምስል የሚያሳየኝ የኦርቶዶክስ ተዋህዶ እምነት ተከታይ ገዳማዊ አባት ሲሆን ቁጭ ብሎ የጸሎት መፅሀፍ እያነበበ ይታይ እና እንዲሁም የለበሰዉ ልብስ ቢጫ ሲሆን በስተጀርባ በኩል ነጭ ልብስ የለበሰች ትታየናለች።

ይህ ምስል የሚያሳየን ነጫች የለበሱ ጋወን የለበሱት ዶክተሮች ናቸው። እንዲሁም ሌሎች ታካሚዎች ናቸው። ይችኛዋ የምትታየነ መርፌ እየተወጋች ነው።

ይህ ምሽል የሚያሳየን በአንድ ቤት የሚኖሩ እናት እና ልጆችን ሲሆን እናቲቱ በጣም ተደስታ ልጇን እየሳመች ነው። በቃ በጣም ደስታ ውስጥ ነው ያለችው። እና ልጅቱ ጉሬዛ ልብስ ለብሳለች። እናቲቱ ደግሞ ጥቁር ጥምጣም ጠምጥማለች። ልጂቱም በጣም ደስተኛ ናት።

ይህ ምስል የሚያሳየን የታሰሩ ብሮች ባለ መቶ ብር ኖቶች፣ ባለ ሃምሳ ብር ኖቶች እና እንዲሁም ስልኮች እና ቀለሃዎች እና አራራዎች፣ ቦርሳዎች ፣ጫማዎች ይታዩናል።

ይህ ምስል የሚታየን በቆላማ አከባቢዎች እንዲሁም መስሎ ባላቸው እና በጣም አፈር ባለባቸው አከባቢዎች የሚበቅል ባር ማሽላ ነው። ይህ የሚታየን ፍሬው ተፈልፍሎ ነው።

ይህ ምስል የሚያሳየን ከቆርቆሮ፣ ከመስታዎት፣ ከሲሚንቶና ከብሎኬት የተሰሩ ቤቶችን ሲሆን፤ ከጎን አስፋልትና ዛፎች ይታያሉ።

ይህ ምስል የሚያሳየን ከተለያዩ ከሸንበቆ የተሰሩ ታንኳወች ላይ ቁጭ ብለው ሰወች በሀይቁ ላይ እየዋኙ እንዲሁም አሳ እያጠመዱ ነው። ትላልቆች ከፍ ከፍ ያሉት ደግሞ ጀልባ ይባላሉ። እነሱም ለዉሃ መዋኛነት ነው የሚያገለግሉት።

ይህ ምስል የሚያሳዬ ረዛዝም ህንጻዎችን እንዲሁም ሁለት መኪናዎችን አንዷ ነጭ ናት። ጥቁር ናት ። እንዲሁም የዘንባባ ዛፎችም ይታዩናል ። እንዲሁም ትንንሽ እጽዋቶች አሉ።

ይህ ምስል የሚያሳየን የሽመና ስራ የሚሰራ ሰውዬ ነው። ከአንገቱ ቀይ ልብስ ለብሷል እንዲሁም ነጨ ሸሚዝ አድርጓል። ማጠንጠኛውን ዘርግቶ አውታሩን ጥጡን እያመሳቀለ ይታየናል።

ይህ ምስል የሚያሳየን በድሮ ጊዜ የነበረ እና የኢትዮጵያ ቅርስ ሲሆን የጎንደር ወይም የፋስል ግንብ ይባላል በዙሪያው ደግሞ የተለያዩ የዋርካ የሾላ ዛፎች እንዲሁም ከመሃል ትላልቅ ህንፃዎች ቆርቆሮ ቤቶች ይታያሉ::

ይህ ምስል የሚያሳየን በገጠር አካባቢዎች እና በጣም አፈር በሚበዛባቸው አካባቢዎች የሚመረት የምርት አይነት ሲሆን ድንች ነው ስሙ። እንዲሁም ድንቹን የያዝንበት ኬሻ ይባላል ።ድንቹ ለምግብነት እና ለሽያጭ አገልግሎት ይውላል።

ይህ ምስል የሚያሳየን ከአንድ ቦታ ላይ የተጠመደ ሮኬት እና ልጁ መነጽር አድርጎ እያየ ጠላትን ሊሆን ይችላል እንዲሁም በዙሪያቸው ትላልቅ ዛፎች አሉ።

ይህ ምስል የሚያሳየን መልከአምድርን ነው ፤ እንዲሁም የተለያዩ የስፓት አይነቶች ቆርቆሮ ቤቶች እና ትላልቅ፣ ረዛዝም ገደሎች ይታዩናል ፤ በመሃል ደሞ የሳር ቤቶች ይታየናል።

ይህ ምስል የሚያሳየን በሳር ምድር ወይም እጽዋቶች በሚበዙበት አከባቢ የሚኖር ዝሆን ነው ፤ አራት እግር እና ሁለት ትላልቅ ጆሮዎች እንዲሁም ረዝም አፍ አለው።

ይህ ምስል የሚያሳየን በመስኖ የተተከሉን እንዲሁም በመስመር የተተከሉ የጥቅል ጎመን ዘሮችን ሲሆን እንዲሁም ለምግብነት እና ለሽያጭነት ያገለግላሉ። ዙሪያውን ደግሞ የተለያዩ ዛፎች አሉ።

ይህ ምስል የሚያሳየን የሀገር መከላከያ ሰራዊቶች ሲሆን ልዩ ስማቸው የፌደራል ፖሊስ ይባላሉ ። እንዲሁም የልብሱ ልብስ ጉሬዛ ጉሬዛ እንዲሁም ሰማያዊ አይነት ልብስን ለብሰዋል እንዲሁም እንዲሁም ከፊታቸው ዋንጫ አለ ።

ይህ ምስል የሚያሳየን በብሔራዊ ፓርክ ዉስት የሚገኙ የዋሊያዎችን ስብስብ ነው ትላልቅ ቀንዶች እና ጆሮዎች አሉዋቸዉ ፤ እንዲሁም ደሞ ከአገጫቸው ስር ዉስጥ የሚገኝ የጺም ጸጉር አላቸዉ።

ይህ ምስል የሚያሳየን የገጠር ማህበረሰቦች ነጫጭ ልብስ እና እንዲሁም ነጫጭ ኮፍያ የደፉ ሰዎች እና ህፃናቶች ደግሞ ያባቶቻቸውን እግር እያጠቡ በውሃ እያጠቡ ይታዩናል::

ይህ ምስል የሚያሳየን ትልቅ ሀይቅን ሲሆን እንዲሁም ከመሀል በታንኳይቱ የሚዋኝ ልጅ ይታየናል ።አንዲሁም በዙሪያው ደግሞ የተለያዩ ችፍርጎች ዕፅዋቶች ይታዩናል ።

ይህ ምስል የሚያሳየን የገጠር እናት ናት። ቡና እየቆላች ነው። እንዲሁም ነጫጭ ሲኒወች አሉ ይታዩናል። እንዲሁም ሴትዮይቱ የለበሰችው ነጭ ጨርቅ ነው። እንዲሁም ቡና የሚቆላበት ደግሞ ብረት ምጣድ ይባላል ።

ይህ ምስል የሚያሳየን የኦርቶዶክስ ተዋሕዶ ሀይማኖት ተከታዮች ሰዎች አንድ ላይ ተሰባስበው ጧፍ እያበሩ ይታዩናል። እንዲሁም የለበሱት ልብስ ነጭ፣ እንዲሁም ቀይ ፣ቢጫ አረንጓዴ ያለበት ልብስ ለብሰዋል።

ይህ ምስል የሚያሳየን ከእንጨት፣ ከአፈር እንዲሁም ቆርቆሮ እንዲሁም ከሳር የተሰሩ ቤቶች ይታዩናል። እንዲሁም ዙሪያዉን ሳር የሚግጡ አህዮች ይታዩናል ፤ እና ድንጋይ ይታየናል።

ይህ ምስሉ የሚያሳየን ነጫጭ ጋቢና ኩታ የለበሱ እናቶችን ነው። ጥቁር ጥምጣም ጠምጥመዋል። ከራሳቸው ላይ ደግሞ እንጀራና ሁለቱ እንጀራ ሁለቱ ደግሞ በእንስራ ጠላ ይዘዋል።

ይህ ምስል የሚያሳየን አውድማ ላይ ሰብሉን ነስንሶ በመንሽ እያገላበጠ ነው። እንዲሁም በዙሪያው ዛፎች አሉ።

ይህ ምስል የሚያሳየን ባጃጆች ፣ ሚኒባሶች እና ትላልቅ አውቶቢሶች ሲሆን በዙሪያው ደግሞ ትላልቅ እንዲሁም ትናንሽ ህንጻዎችን ያሳየናል። ከመሃል ደግሞ ከህንጻዎች መካከል ደሞ ዛፎች ይታዩናል።

ይህ ምስል የሚያሳየን ከባህርዛፍ ወይም ከተለያዩ እንጨቶች ተጠርቦ የተዘጋጀ የገና በትር የያዙ አራት ልጆች ናቸው የለበሱትም ደግሞ ነጭ ልብስ ለብሰዋል እንዲሁም ከራሳችው ነጭ እና ቀይ ቢጫ አረንጓዴ ያለበት ጠምጥመዋል ።

ይህ ምስል የሚያሳየን አራት ነጭ የለበሱ ሴቶችና እንዲሁም ሶስት ወንዶች፣ ከፍታቸው ዳቦ፣ ፈንዲሻ እና ቆሎ ይታያል። ዳቦው ከስንዴ ዱቄት ወይም ከተለያዩ ዱቄቶች ሊዘጋጅ ይችላል።

ይህ ምስል የሚያሳየው በአንድ ላይ ተሰባስበው የወጡ ማህበረሰቦችን ሲሆን፤ መፈክርና ባንዲራ ይዘዋል።

ይህ ምስል የሚያሳየኝ በሳር ምድር በቆላማና በበረሃማ አካባቢዎች የሚኖር የዱር እንስሳቶች ሲሆን ስማቸውም የሜዳ አህያ ይባላል መልካቸውም ነጭና ጥቁር ዝንጉርጉር ነው ጅራትና እንዲሁም አራት ጆሮ አላቸው።

ይህ ምስል የሚያሳየን የኦርቶዶክስ ተዋህዶ ሃይማኖት እምነት ተከታዮች ህፃናቶች መንፈሳዊ መዝሙር እየዘመሩ ነው ።እንዲሁም ነጭ እና ቢጫ ልብስ ለብሰዋል ሁለቶች ደግሞ በግራና በቀኝ የያዙት ደግሞ ከበሮ ነው ።

ይህ ምስል የሚያሳየን ትላልቅ ተራራወች የሚበዛባቸው መልክዓ ምድር ሲሆን በዙሪያቸው ደግሞ የተለያዩ ትላልቅም ትናንሽም ባር ዛፎች አሉ በዙሪያው ደግሞ ዝናብ ያዘለ ደመና ይታየናል።

ይህ ምስል የሚያሳየን በቢጫ ቀለም የተቀባች እንዲሁም ሶስት እግር ያላት ባጃጅ ትባላለች ፤ እንዲሁም ሶስት ሰዎችን የምትይዝ ናት።

ይህ መሰል የሚያሳየን ከ አረንጓዴ ለምለም ዛፍ የቆሙ ሁለት ልጆችን እንዲሁም ነጭ ሱሪ ነጭ ሸሚዝ ለብሰዋል። እንዲሁም ነች ጋቢና ከጫፉ ላይ ቀያይጥለት ያለበትም ኩታ ለብሰዋል። እንዲሁም ጸጉራቸውን ቁንጮ ዓይነት ተቆርጠዋል።

ይህ ምስል የሚያሳየው በጣም ከኮረብታማ አካባቢዎች ላይ እጇን ዘርግታ ቁጭ ያለችን ልጅ ነው። ነጭ ልብስ ለብሳለጭ፣ የኢትዮጵያን ሰንደቅ አላማ አረንጓዴ ፣ቢጫ ፣ ቀይ ቀለም ያለው ባንዲራ ይዛለች ።

ይህ ምስል የሚያሳየን ጥቁር ፣ነጭ፣ ቀይ እንዲሁም የተለያየ መልክ ያላቸው በሬወችን ሲሆን ከመሀል ከማህላቸው ደግሞ የበሬዎች ባለቤት ሰወች ቆመዋል። በሬዎቸ ደግሞ ለእያንዳንዳቸው የሚሆን ምልክት ቀለም ተቀብተዋል። በበሬዎቹ ዙሪያ ደግሞ ቆርቆሮ ቤቶችና ዛፎች አሉ።

ይህ ምስል የሚያሳየን በአንዲት ከተማ አካባቢ ተራቸውን ጠብቀው የሚሽከረከሩ መኪናዎች፣ ባጃጆች፣ እንዲሁም ባሶችን፣ እንዲሁም ትልልቅ ህንጻዎች፣ እንዲሁም የተለያዩ ዛፎች የመኪና መስመሮች ናቸው።

ይህ ምስል የሚያሳየን በበረሃ የሚኖርና እንድሁም በጫካማ አካባቢዎች የሚኖር የዱር እንስሳት ሲሆን ስሙም ነብር ይባላል። መልኩም ጉሬዛ ነው። ሁለት ጆሮ ሁለት አይን ሀለት እግር ሁለት አፍንጫ እንድሁም ጥርስ አለው።

ይህ ምስል የሚያሳየን በአንድ ተሰባስበው የሚጥጡ ሰዎችን ነው። የሚጠጡትም ጠጅ ነው። የሚጠጡባት መጠጫ ደግሞ ብርጭቆ ናት። እንዲሁም የለበሱት ልብስ ነጭ ቀይ እንዲሁም የተለያየ አይነት መልክ ያለው ልብስ ለብሰዋል።

ይህ ምስል የሚያሳየን በገጠር አካባቢዎችንና እንዲሁም በጣም ለም በሆኑ አፈሮች ላይ የሚመረት የምርት አይነት ሲሆን ስሙም ድንች ይባላል። ሰውየው በሳፋ ነገር ይዞ ድንቹን እየዘረገፈ ይታየናል። ለወጥ መስሪያና እንዲሁም ለሽያጭ አገልግሎት ያገለግላል።

ይህ ምስል የሚያሳየን በአንዲት ቀበሌ ወይም ወረዳ የሚኖሩ ሰዎች ተሰባስበው በአንድ ላይ ገበያ እየተገበያዩ ነው። ሴትዮይቱ ጥጥ እየመዘነች እየሸጠች ነው። እንዲሁም የተለያዩ አህዮች ይታዩናል የለበሱትም ሰዎቹ ነጫጭ ልብስ ነው።

ይህ ምስል የሚያሳዬን በኢትዮጵያ ታዋቂውና በጣም ዝነኛው ዘፋኝ ሲሆን ስሙም ፋሲል ደመወዝ ይባላል። የለበሰው ልብስ ደሞ ነጭ እንዲሁም በደረቱ ቀይ፣ ቢጫ ፣አረጓዴ የባዲራ ምልክት አርማ ያለው እንዲሁም ከእጁ ሰአት አድርጓል።

ይህ ምስል የሚያሳየን የሽመና ባለሙያዎችን ነው። እንዲሁም ሜዳይቱን በመወጠሪያው ወጥሮና በሜትር እየለካ የተለያዩ ጋቢዎችን እና ኩታዎችን እየሰራ ይታየናል።

ይህ ምስል የሚያሳየን የባህል ቡድን ተወዛዋዦችና ዘፋኞችን ሲሆን በዙሪያቸው የተለያዩ ዕጽዋቶች አሉ። ሰዎቹ የለበሱት ደግሞ ጥቁር ልብስ ለብሰው ነጭ ነጭ ልብስ ለብሰዋል። እንድሁም ሴቶቹ ጥቁር ጥምጣም ጠምጥመዋል። ነጮቹ ደግሞ ነጭ ሻሽ ነገር ከራሳቸው አድርገዋል።

ይህ ምስል የሚያሳየን በኦርቶዶክስ ተዋህዶ እምነት ተከታዮች ሰዎች ስብስብ ሲሆን የለበሱትም ነጭ ነጠላ ለብሰዋል። ሴቶችም ወንዶችም ናቸው ሰዎቹ።

ይህ ምስል የሚያሳን ሶስት ቄሶችን ነው። እንድሁም ነጫጭ ኩታ ለብሰዋል። እንድሁም ነጭ ሻሽ ጠምጥመዋል። አንዱ ደግሞ ጥቁር ጭራ ይዟል። ለዝንብ መከልከያነት የሚያገለግል ነው።

ይህ በምስሉ ላይ የምናየው ዝጉርጉር ልብስ የለበሱ ወታደሮች ወይም ሚኒሻዎች ተሰብስበው የሚያሳየን ምስል ነው።

ይህ ምስል የሚያሳየን ነጭ እንድሁም ዶቃ አይነት እዳይት ጋቢና ቀሚስ የለበሱ ሰዎች ስብስብ ሲሆን እንድሁም ከፊታቸው እዳይት ያለበት ደግሞ የፈረስ መጋለቢያ ኳርቻ ይባላል።

ይህ ምስል የሚያሳየን የገጠር ጓደኛሞች ወይም ልጆች ሲሆኑ በአረንጓዴ ሳር ላይ እየተዝናኑ ይታዩናል። ከኋላቸው ደግሞ ከብቶች አሉ። እንድሁም ደግሞ የተለያዩ አበቦችን እየለቀሙ ይታዩናል ልጆቹ ነጫጭ ጨርቅ ለብሰዋል።

ይህ ምስል የሚያሳየን የገጠር ውሃ ቧንቧ ሲሆን እንድሁም ውሃው የሚወጣው በከፍተኛ ውዝወዛ ነው በመወዝወዝ ውሃውን ከወደታች ከወደ ጉድጓዱ ወደ ሚቀዱት ጀሪካን ነው የሚያወጣላቸው በጣም መወዝወዝ ያስፈልገዋል።

ይህ ምስል የሚያሳየን ልብስ የሚገዙ ሰዎችን ነው። ከላይ የለበሱት ልብስ ነጠላ ነው። ከጫፍ ላይ ቀይ ቢጫ አረንጉዴ ያለው ለብሰዋል። እንዲሁም አዲስ ሊገዙ እየመረጡ ነው። የሚሸጠዉም ልብስ ሰማያዊ፣ ጥቈር እንዲሁም የተለያየ ቀለም አለው።

ይህ ምስል የሚያሳየን ብርቅዬ የዱር እንስሳዎችን እንዲሁም በኢትዮጵያ የሚገኙ የዱር እንስሳዎችን ሲሆን ስማቸውም ቀይ ቀበሮ ነው፤ ብዛታቸውም ሶስት ናቸው፤ ቁጭ ያሉ ናቸው ከአረንጓዴ ሳር ላይ ነው ቁጭ ያሉት።

ይህ ምስል የሚያሳየን የተለያዩ ፈረሶችን ባንድ ላይ አሰባስቦ ነጭ፣ ቀይ ፈረሶችን አሰባስቦ እህሉን እያበራየ ነው። የሚያበራየውም ምርቱን ከገለባ ለመለየት ነው።

ይህ ምስል የሚያሳየን ከትልቅ ሃይቅ ዉስጥ ገብተው የሚዋኙ ጉማሬወች እንዲሁም በሃይቁ ዳር ደግሞ የተለያዩ እና ዘንባባ እጽዋቶች ገዳር ደግሞ የተለያዩ ትልልቅ ህንጻዎች ናቸው የሚታዩን።

ይህ ምስሉ የሚያሳየን መቱን የተደረደሩ የሲኖ መኪናዎች ሲሆን እንዲሁም መልካቸውም ቀያይ ነው። ከፊት ለፊት መስታዎት አለው። እያንዳንዶቹ መኪና በአንድ ሳይድ አምስት አምስት መሽከርከሪያ ጎማ አላቸው አገልግሎታቸውም ለጭነት ነው።

ይህ ምስል ላይ የሚያሳየን በቆላማ አካባቢዎች የሚበቅል የምርት ዓይነት ሲሆን ስሙም ባቄላ ላይ ይባላል። በጣም ብዙ ፍሬዎችን ይይዛል እንዲሁም ፍሬው የሚገኘው ከቁሩምባው ውስጥ ነው። ላዩ ቁሩምባው ይባላል።

ይህ ምስል የሚያሳየን በጣም በረሀ በሆኑ አከባቢዎች እና ቆላማ በሆኑ አከባቢዎች የሚበቅል የእፅዋት አይነት ሲሆን በጣም ለብዙ ጊዜ ፀሀይን የመቋቋም አቅም አለው። ስሙም እሬት ነው።

ይህ ምስል የሚያሳየን ሁለት ትግል የገጠሙ ልጆችን ሲሆን አንዱ ሰማያዊ ቦቲ ጫማ አድርጓል። እንዲሁም ልጆቹ የቆሙበት አረንጓዴ ሳር ነው። በዚሪያቸው ደሞ የተለያዩ ዛፎች አሉ።

ይህ ምስል የሚያሳየን የሃበሻ ወይም የጥልፍ ጨርቅ ይባላል እናቶች የሚለብሱት ጨርቅ ነው። እንዲሁም ከወገቡ የታሰረው መቀነት ይባላል ከጥቁር፥ ከነጭ እንዲሁም ከቀይ የተሰራ ነው ጥልፍ ነው።

ይህ ምስል የሚያሳየን በቆላማ አካባቢዎች እንዲሁም ገደል በሚበዛባቸው አካባቢወች የሚኖሩ ብርቅዬ የዱር እንሰሳቶች ሲሆኑ ስማችሀውም ጭላዳ ዝንጀሮ ይባላሉ። መልካቸውም በጣም ጅብማ የሆኑና በጣም ጎፈሬ የሆነ ጸጉር አላቸው። አራት እግር እና ጅራት አላቸው።

ይህ ምስል የሚያሳየን በአንድ ትልቅ ወይም ሰፊ ሀይቅ ውስጥ የሚዋኙ ሶስት ጉማሬዎችን ነው። በጣም ትላልቅ ሰፊ ሆድ ያላቸው ሁለት ጆሮ አላቸው እንድሁም ሁለት አይን አላቸው።

ይህ ምስል የሚያሳየን በጣም ሰፊ እና ረዝም የሆነ ህይቅ ይታየናል። ከመሃል ደግሞ ሁለት ደሴቶች አሉ። ከደሴቶች ላይ ደግሞ የተለያዩ ዛፎች እና ገዳማቶች አሉ።

ይህ ምስል የሚያሳየን በጣም ረጅም ቁመት ያለው ህንፃ ሲሆን በዙሪያው ደግሞ የተለያዩ መኪናዎች፣ ዛፎችናበአስፋልት ላይ የሚታዩ ሰዎች ይታዩናል።

ይህ ምስል የሚያሳየን በአንድ አካባቢ የሚኖሩ የሰዎች ስብስብ ሲሆን ግማሾች በእጃቸው የተለያዩ የተጻፈበት ወረቀት ይዘዋል። ግማሾች ደግሞ የኢትዮጵያን ብሄራዊ ሰንደቅ አላማ ይዘዋል። ቀለሙም ቀይ፣ ቢጫ እና አረንጓዴ እና ከመሃል አርማ አለው።

ይህ ምስል የሚያሳይን የተለያዩ የእንጨት ስብርባሪ ዛፎች እንዲሁም ደግሞ የትም ተገኝ ከሚባሉት እንስሳቶቻቸውን መካከል አንዱ እጅብ የተባለ እንስሳትን ያሳየናል። እና በአብዛኛው የሚንቀሳቀሰው ሌሊት ላይ ነው።

ይህ ምስል የሚያሳየን ነጭ ጨርቅ የለበሱ ሶስት ወጣቶችን ሲሆን ልጆቹ የቆሙበት ደግሞ ሳር ነው። በዙርያቸው ደግሞ ችፍርጎችና የግራር ዛፎች ናቸው።

ይህ ምስል የሚያሳየን ነጭ ቀይ እንድሁም ጥቁር ጉሬዛ የሚባሉ የበግ ዝርያዎችን ነው። ለምግብነት አገልግሎት ለሽያጭ አገልግሎት ይውላሉ። ይህኛው ደግሞ የተከደነው ደግሞ የገጠር የሳር ቤት ነው።

ይህ ምስል የሚያሳየን በቆላማ አካባቢዎችንና እንዲሁም ደግሞ ድንጋይ በሚበዛባቸው አካባቢዎች የሚገኝ የዱር እንስሳ ሲሆን ስሙም አሽኮኮ ይባላል። እንዲሁም ደግሞ የሚመገበው ደግሞ የተለያዩ ትንንሽ ሳሮችን ነው።

ይህ ምስል የሚያሳዬን ለቅጥር መጠርያ ለምግብ ማብሰያነት እንዲሁም ደግሞ ለተለያዩ አገልግሎቶች የሚውል የፅድ እንጨት ነው። ትናንሽ ቅርንጫፎችም አሉት በዙርያው ደግሞ ትናንሽ ሳሮች አሉት።

ይህ ምስል የሚያሳየን በሀይቁ ላይ የሚንሳፈፉ ፈንገሎ ወይምመሶበ ወርቅ እየተባሉ የሚጠሩ የአእዋፍ ዝርያዎች ሲሆኑ በሀይቁ ዳርቻ ያሉት ደግሞ ችፍርግ እየተባሉ የሚጠሩ የእጽዋት እይነቶች ናቸው።

ይህ ምስል የሚያሳየን ሁለት ወፊቶችን እና ሁለት ብረትድስቶችን ሲሆን ወንፊቱ የሚያገለግለው ለዱቄት መንፊያነት ነው። ብረት ድስቶቹ ዳግመው ለውጥ መስሪያነት ያገለግላሉ።

ምግብ ማህበራዊ መስተጋብርን የሚያጠናክርበት አጋጣሚ ሲሆን ሰዎች በጋራ በመመገብ ትስስራቸውን ያሳድጋሉ።

እነዚህ ለእርሻ ስራ የሚውሉ ፈረሶች ናቸው። ከአንገታቸው ላይ ያለው ደግሞ ቀንበር ወይም ሞስኮ ይባላል። ሰዎቹ በእጃቸው የያዙት ደግሞ ሞፈር ይባላል።

ይህ ምስል የሚያሳየን በመስመር የተተከሉ እና ለምግበነት እንዲሁም ለሽያጭ አገልግሎት የሚውሉ የጥቅል ጎመኖች ናቸው። እንዲሁም ደግሞ ጎመኖቹ ያሉበት ደግሞ አፈር ነው። በዙሪያው ደግሞ የተለያዩ ዛፎች እና መኖሪያ ቤቶች ይታዩናል።